ይህ በጥሩ ደዛይን የተሰራ የቤት መቀመጫ ወንበር ነው። በጣም የሚያምር ተቀመጡብኝ ተቀመጡብኝ የሚል ለመቀመጫ በጣም የሚያስደስት ሶፋ ነው።

ይህ አሎህ የተባለ ድርጅት የሚያመርተው ሎሽን ነው። ሎሽኑ የሚጣፍት ሽታ ያለው፣ የሰውነት መጠቀሚያ ነው።

በኢትዮጵያ የሚገኙ የቤት እንስሳት የሆኑ፤ ላም ከነጥጃዋ መኖ እየበሉ ይታያሉ።

ይህ ባህር ዳር በባህር ዳር ውስጥ የሚገኝ ኩሪፍቱ ሪዞርት መግቢያ በር ነው ። ኩሪፍቱ ሪዞርት በጣም ደስ ይላል ።

ይህ የኢትዮጵያ ብርቅዬ እንስሳት የሆነው ጭላዳ ዝንጀሮ ይባላል ፤ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳት ነው። በሰሜን ተራሮች አካባቢ የሚገኝ ብርቅዬ እንስሳት ነው።

በዘመናዊ መልክ የሚጸዳ፣ በዘመናዊ መልክ የተተከለ አትክልት ነው።

ይህ ምስል በጣም ደስ የሚል ሆቴል ነው። ሆቴሉ የራሱ የሆነ መዋኛ ገንዳ ያለው ነው። ተመራጭ ነው። እና ጥሩ እጽዋቶች ያሉበት ቦታ ነው። ደስ የሚል ጥሩ ሆቴል ነው።

ይህ ጋዜጣ ስለፍትህ ያወራል ስለ ፍትህ እና ስለሌላ ሌላ ነገሮች ዋጋ ግሽበት ያወራል እና ብዙ ታዋቂ ሰዎችን ያሳያል እንደ ፕሮፌሰር መስፍን ወልደማርያም ያሉ ሰዎችን እንደነ በድሉ ዋቅጅራ እንደ ብርሃኑ ደቦት ያሉ ሰዎች ተካተዋል::

ይህ በውሃ ውስጥ የሚኖር አዞ የሚባል ። በውሃ ውስጥ የሚኖር አዞ የሚባል እንስሳ ነው ። ሲታይ የሚያስፈራራ እንስሳ ነው በጣም ያስፈራል ያስጨንቃል።

ይህ የቅንድብ ወይም ያይን ቅንድብ ይባላል። ለመዋቢያ የምጠቀመው ለዉብት አምረንና ደምቀን እንድንታይ የምንጠቀምበት የዉበት መሳሪያ ነው።

ይህ ቦታ ቦታ በጣም ተወዳጁና በጣም ታዋቂው ቦታ በጎጃም ባህር ዳር ክፍለ ሀገር የሚገኝ ጭስ አባ ተብሎ የሚጠራ ቦታ ነው። በጣም ደስ የሚል እና በጣም የሚያምር የተለየ ቦታ ነው።

ይች በጣም የምታምር አዊ አካባቢ ያሉ ልብስ የለበሰ ቆንጅዬ ልጅ በጣም የምታምር ሳቅ ብላ በደስታ እየተዝናናች የምትገኝ ኢትዮጵያዊት ቆንጆ ናት።

ይህ ምስል ጌጣጌጥ ይባላል። ድሮ አናት ፣ አባቶቻችን የሚጠቀሙበት፤ ቤትን ለማስጌጥ የምንጠቀምበት ምርጥ ደስ የሚል ነገር ነው።

ይህ ምስል ለአልሚ ምርቶች ውጤት ነው። በርበሬ ነው በውስጡ የያዘው። የአልሚ ምርቶች በርበሬ ያው በርበሬ ለብዙ ነገር እንጠቀምበታለን። ለወጥ ማጣፈጫ እና ለሌላ ነገሮች ይጠቅማል።

ይህ ምናየው ተወዳጁ በኢትዮጵያ ተወዳጅነትን ያተረፈው ድምጻዊ እና አርቲስት ማዲንጎ አፈወርቅ ይባላል ። ማዲንጎ አፈወርቅ በጣም ለኢትዮጵያ ብዙ ነገሮችን ብዙ ሙዚቃዎችን የዘፈነ በጣም ተወዳጅነትን ያተረፈ አርቲስት ነው ማዲንጎ ።

ይህ የአማራ ሚድያ ኮርፖሬሽን ዜና ምስል ነው ሚያሳየው ፤ ከደሴ ስቲዲዮ ቀጥታ የሚያሳይ ፤ የበጋ ስንዴ ሰብልን የሚያሳይ ፎቶ ነው።

እነዚህ በጣም ደስ የሚሉ የቅርጻቅርጽ ምስሎች ናቸው። ሌላም ሌላም የኢትዮጵያ ባህል እቃዎችን እንዲሁም የተለያዩ እቃዎችን የያዘ ምስል ነው። በጣም በጥበብ የተቀመጡ እቃዎች ናቸው

ይች ማለት በኢትዮጵያ ብርቅየ የሆነች እንስሳ ነች። ኒያላ ትባላለች። በኢትዮጵያ ብቻ የምትገኝ ብርቅየ እንስሳ ናት።

ይህ ቦታ ገበታ ለሃገር በሚባል ፕሮጀክት የተሰራ ነው። ለቱሪስት ታስቦ የተሰራ ነው። በጣም ደስ የሚል ማራኪ የሆነ ቦታ ነው።

ይህ ምስል በኢትዮጵያ ንግድ ባንክ የወጣ ለመጨረሻ ጊዜ ክፍት የስራ ማስታወቂያ ነው። ኢትዮጵያ ንግድ ባንክ ያወጣው ማስታወቂያ።

ይህ አለባበስ በተማሪዎች የሚለበስ ተማሪዎች ደስታቸዉን ለመግለፅ በምርቃት ጊዜ የሚለበስ አለባበስ ነው ::

ይህ አባት አባቶች ልማት እያለሙ ነው። ፍል እያፈሉ መጀመሪያ ገና ከመሰረቱ እንድምታዩት በጣም መዘጋጀት አለበት። መጀመሪያ ላይ መፈላት ወይም መዘጋጀት ስላለበት እያደረገ ነው።

ይህ ምስል የጎንደርን ባህል የሚያንፀባርቅ ምስል ነው ። በጎንደር ቆነጃጅት የጎንደር ቆንጆዎች ይታዩናል ። የጎንደር ባህልን የሚያንፀባርክ የጎንደርን የፀጉር አሰራር የሰሩ ደስ ብሏቸው የሚታዩ ናቸው።

ይህ የአማራ ብሄራዊ ንቅናቄ ወይም አብን የሚባል የፖለቲካ ተቋም ነው። አብን ለአማራ ክልል ብዙ ነገር የከፈለ ብዙ ዋጋ የከፈለ ብሄራዊ ንቅናቄ አብን ጥሩ የአማራ ክልል ተምሳሌት ነው።

ይህ የምናየው ምስል በጣም ደስ የሚል የእለት እንጀራችንን አታሳጣን የሚለው አባባል ለመጠቀም የወሰድንበት እና እንጀራው በጣም ደስ የሚል እንጀራ በያይነት የሚባል የምግብ አይነት ነው ። በጣም ተወዳጅ እና ደስ የሚል ምግብ ነው ።

በገጠር አካባቢ ከብቶች ወይም እንሥሣቶች የሚያሳይ በገጠር አካባቢ ደስ የሚል የገጠር ቦታ በትልቅ ሜዳ ላይ ዉሃ ስያልፍበት ወይም ዉሀ ሸለቆ ነው።

ይህ ቦታ አዲስ አበባ የሚገኘገኝ የአፍሪካ ህብረት ዋና መስሪያ ቤት ነው ።

ይህ ምስል ገበያ አካባቢ ላይ ነው የሚታየው:: ገበያ እናቶች አትክልት እየሸጡ ቲማቲም፣ ጥቅል ጎመን ሚዛን ምናምን ነው የሚታየው በሚዛኑ እየለኩ ቲማቲም ሲሸጡ ነው የሚታዩት ገበያ ቦታ ጉሊት የሚባል ቦታ ነው::

ይህ የሙዚቃ መሳሪያ ነው። መሰንቆ የሚባል ለሙዚቃ መሳርያነት የምንጠቀምበት ጥሩ መጫወቻ እና የሚያምር ድምፅ የሚያወጣ የሙዚቃ መሳሪያ ነው።

ይህ ፎቶ የባህር ቁልቋል ይባላል በአንዳንድ አካባቢዎች እና በጣም እሾሀማ እና በበረሀ አካባቢዎች የሚበቅል ዕፅዋት ነው። እነዚህ ከላይ ከላይ አበባ ያላቸው ነገሮች ደግሞ ሲያፈሩ ወይም ሲቀሉ ሲበስሉ ሲበሉ በጣም የሚጣፍጡ ናቸው።

ይህ አሚኮ በአማራ ሚዳያ ኮርፖሬሽን ዜና መፅሄት ላይ የሚተላለፍ ነው ስለ አሲዳማ አፈርን የሚገልፅ ።አሲዳማ አፈርን የሚገልፅ ዘገባ ተዘጋጅቶ የቀረበ የዜና መፅሄት ነው ።

ይህ በባህል አዳራሽ ውስጥ ምሽት ላይ ሙዚቃ እየተደረገ የሚያሳይ ነው። እየተጫወቱ እየተደሰቱ የሚያሳይ ነው።

ይህ ምስል የሰዉ ልጅ ሽቶ ይባል። ሰዎች ጠረናቸዉን ለመጠበቅ የሚጠቀሙበት ጥሩ ጠረን ያለዉ ሽታ ለማማር እና ለመዋብ የሚያገለግል ጠርሙስ ነዉ።

ይህ መዝናኛ ነው ፤ ተራራማ ቦታ ላይ የተሰራ መዝናኛ እና መናፈሻ ቦታ ፤ በጣም ደስ የሚል ቦታ ነው ፤ ቀንን ማደሻ ቦታ ነው።

በምስሉ ላይ የምንመለከተው የኢትዮጵያ ፈደራል ፖሊሶች የሚያሳይ ምልክት ነው ፤ ሰዎች ናቸው ሚታዩት ፤ ላመጡት ጥሩ አፈጻጸም ማበረቻቻ የወርቅ ሜዳሊያ አግኝተዋል ዋንጫ።

ይህ ስእል አባቶችን የማክበር ምስል ነው:: ለአባቶች ክብርን መስጠት ነው ለአባት ክብር መስጠት አባቶችን ማክበር ጥሩ ነገር ነው::

ይህ የሚያምር እና ደስ የሚል የቁም ሳጥን ወይም ልብሶቻችን እና እቃወቻችን የምናስቀጥበት እና ደስ የሚል እና በዘመናዊ የተሰራ ከጣውላ ወይም ከጽድ ምናምን የሚሰራ ቁም ሳጥን ይባላል።

ይህ ፎቶ የችግኝ ተከላ፣ በረሃማነትን ለመቀነስ የችግኝ ተከላ ነው የሚታየው።

ይህ በጣም ተወዳጁና ተመራጩ በእጅ የሚዘጋጅ ጁስ ነው። በማሽን ተዘጋጅቶ ለመጠጥ ከአቮካዶ፣ ከብርቱካንና ከማንጎ የሚዘጋጅ ጅስ ነው።

ይህ ዘምቢል የሚባል እቃ ነው። እቃዎችን ከቦታ ቦታ ለማንቀሳቀስ የምንጠቀምበት እና ትንንሽ እቃወችን በውስጡ ይዟል። ለማንቀሳቀስ የምንጠቀምበት ዘምቢል ወይም ቅርጫት ይባላል።

ይህ ምስል ችግኝ እየተተከሉ ፣ በአንድነትና በመረዳዳት እየተከሉ የሚያሳይ ምስል ነው።

በአማራ ክልል ከሰሜን ሸዋ ደብረ ሲና የሚገኝ የዋሻ ውስጥ መንገድ ነው። በጣም የሚገርም እና ደስ የሚል መንገድ ነው።

ዶክተር አሸብርና ሌሎችም በሚል አር አስ የሚታወቀውና ተወድጅ የሆነው የመጽሃፍ ሽፋን ነው።

ቦታው በአማራ ክልል የሚገኝ። ላሊበላ የሚባል እጅግ ያማረ አና ወደታች የተሰራ እጅግ የሚያምር ቅርስ ነው።

ይህ የይሁዳ ድልድይ እና ሌሎችንም ሃሳቦች የያዘ መጽሃፍ ነው። ህዳር 2007 የተመረቀ መጽሃፍ ነው። በጣም ብዙ ነገሮች የሚያስተምር እና ብዙ ግንዛቤዎች የተወሰዱበት መጽሃፍ ነው መጽሃፉ።

ይህ በጥሩ ሁኔታ የተሰራ ትምህርት ቤት ነው ህፃናቶች የሚማሩበት ፥ እውቀት የሚፈልጉበት፥ እውቀት የሚያገኙበት ተምረው ሀገራቸውን የሚጠቅሙበት ቦታ ነው።

ይህ በጥሩ ፈርኒቸረ ዲዛይን የተሰራው የቤት እቃዎች እና ዘመናዊ የሆነ ቤት ነው። በዘመናዊ ሁኔታ የተሰራ ለእይታ የሚያምር ደስ የሚል ፈርኒቸር ነው።

ይህ ጀልባ በህገወጥ መንገድ በህገውጥ ይዞ ሊሄድ የሰው ልጆችን ያለ አግባብ ይዞ የሚሄድና ያለ አግባብ ካገራቸው የሚያስወጣ የመጓጓዣ ስነስራት ነው። እና ያላስፈላጊ የሆነ ተቋም ነገር ነው።

የምናየው መንግስቱ ኃይለ ማርያም ይባላል። ኢትዮጵያን ለ17 አመት አስተዳድሯል። ከሀይለ ስላሴ በኋላ እስከ ኢሀዲግ ድረስ ኢትዮጵያን የመራ የኢትዮጵያ ጠቅላይ ሚኒስትር መንግስቱ ኃይለ ማርያም ይባላል።

ይች በጣም ቆንጅየ የምታምር ደስ ያላት ልጅ ናት። እና የወሎ የጸጉር ስሬት ያላት ደስ የምትል የምታምር አላባበስ የጸጉር ጌጥ ያላት ናት።

ይህ ምስል በምክር ቤት ውስጥ የሚያሳይ ምስል ነው ታዋቂ እና ታላላቅ ፖለቲከኞች የሚታዩበት እና ሚኒስቴሮች የሚታዩበት የጠቅላይ ሚኒስትሩ አማካሪ እና ምክትል ጠቅላይ ሚኒስትሩ የሚታዩበት ቦታ ነውና እነ ዳንኤል ክብረት የሚታዩበት ፎቶ ነው።

ይህ ከሸክላ አፈር የሚሠራይህ ከሸክላ የሚሠራ በጣም የኢትዮጵያን ባህል የሚያንፅባረቅ ታዋቂ ሻክላ ድስት የወጥ መስሪያ ድስት ይባላል። በባህላዊ መንገድ

ይህ ዛዚ የተባለ መጽሐፍ ነው። መጽሐፉን ራይሞንድ ከኖ የጻፈው መጽሐፍ ነው ።ዛዚ በጣም ተወዳጅ እና ተፈቃሪ የሆነ መጽሐፍ ነው። ብዙ ሰው የወደደው መጽሐፍ እና ብዙዎችን የአስተማረ መጽሃፍ ነው።

ይህ አትክልት ለምግብነት የሚውል ጎመን የሚባል የጎመን ዘር የሆነ አትክልት ነው። በጣም የሚጣፍጥ እና ለሰውነት ተስማሚ የሆነና ጣፋጭ የአትክልት ዘር ነው።

ይህ ምስል በአማራ ክልል ፋኖ የሚባል የሚሰለጠኑት ስልጠና ነው። በጎጃም ከፍተኛ ክፍለ ጦር ደጋዳሞት የሚባል ብርጌድ ክፍለ ጦር ሰልጣኞች እየሰለጠኑ ነው። ያው ፋኖ በጣም ጀግና ነው።

ይህ ኮፍያ ወይም ባርኔጣ ይባላል። ለመዋቢያ ወይም ለማማሪያ የምንጠቀምበት ጌጣጌጥ ነው። ባርኔጣ ወይም ራስ ላይ የሚደረግ የልብስ አይነት ነው።

ይህ ምስል የሚያመለክተው የተለያዩ ጓደኛሞች ሰዎች ባንድ ላይ እየተወያዩ የሰላም ምልክት እንደሚመለከተው ስለ ሰላም የሚሰብክ ምልክት ያለው ዲዛይን ነገር ነው።

ይህ የኢፌደሪ ህግ መከላከያ ሰራዊቶች አድስ የተሻሻለው የወታደር ማዐረግ ነው። ጀኔራል፣ አስር አለቃ ፊልድ ማርሻል አየተባለ የሚከፈል ነው።

የጣናው ሞገድ የባህር ዳር ከተማ መለያ ወይም መለያ ነው ።ባህር ዳር ከተማ ታዋቂ ጥሩ ደረጃ ላይ የሚገኝ የጣናው ሞገድ ነው ።

የቀይ መስቀል ማህበር ይህ የቀይ መስቀል ማህበር መኪናወችን የሚያሳይ የቀይ መስቀል ማህበር በኢትዮጵያ ጎጆወችን እና ለእርዳታ የተቋቋመ የበጎ አድራጎት ተቋም ነው።

ይህ ዘመናዊ በሆነ መልኩ የደረሱ ሰብሎችን መሰብስቢያ ማሽን ነው። የደረሱ ሰብሎችን እንደ ስንዴ የመሳሰሉ ሰብሎችን በዘመናዊ ነገር ታግዞ ሰብሎችን መሰብሰብ በዘመናዊ መንገድ።

ጉዞ ጀብዱን ያካትታል። ቱሪዝም ኃላፊነት የሚሰማው መሆን አለበት። ስደተኞች ለሀገራቸውና ለአዲሱ ማህበረሰባቸው አስተዋጽኦ ያደርጋሉ።

ቦታው በጣም ደስ የሚል ተመራጭ የሆነ ካፌ ወይ ሬስቶራንት ነው። መተው ተደስተው ተዝናንተውበት መሄድ የሚችሉበት ቦታ ነው።

ይህ የደሴ ሙዚየም ሲሆን ደሴ ላይ የሚገኝ የሙዚዬም ማእከል ነው። በጣም ብዙ ነገሮችን የያዘ ሙዚየም ነው። ሙዙየሙ በጣም ብዙ የድሮ ሰአት የነበሩ ማስታዎሻ ነገሮችን በዉስጡ አካቶ ይዟል።